ከላይ በምስሉ ላይ የምንመለከተዉ አራት እግር ያለዉ የቤት እንስሳ ምን ተብሎ ይጠራል? ምንስ እያደረገ ነዉ?

ከላይ በምስሉ ላይ የምትመለከቱት የምግብ አይነት ምን ይባላል? ከምንስ የሚዘጋጅ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት በአዲስ አበባ የሚገኝ ጥንታዊ የሆነ መስቀል ያለው የኪነ ህንጻ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቷቸዉ ሰዎች የለበሱት አለባበስ የምንን ሀይማኖት የሚወክል ይመስላችኋል? እንዲሁስ ምን እያደረጉ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ነጭ ቀለም ያለው እፅዋት ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ጥቁር ካባ ለብሶ መስቀል ይዞ የምታዩት የየትኛው ሀይማኖት ተከታይ ይመስላችኋል?

ከላይ በምስሉ ላይ የምንመለከታቸው አራት ሰዎች ነጭ ልብሶችን ለብሰው የተለያዩ መዋቢያ ወይም ማጌጫ መሳሪያዎችን ተጠቅመው ምን እያካሄዱ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ነጭ ጥቁር ቀይ ቀለማትን ተጠቅመው የሰሩት አርማ የምን አርማ ነው?

ከላይ በምስሉ ላይ የምትመለከቱት እውቁ እና ታዋቂው አርቲስት ፀጉሩ ላይ ትንሽዬ ሽበት ያለው ድምፃዊ ማን ይባላል።

ተላይ በምስሉ ላይ የምትመለከቱአቸው ፤ ሴቶች ነጭ ቀሚስ ለብሰው፣ ወገባቸው ላይ ቀይ መቀንት ታጥቀው፣ ከጥራር የተሰራ ጥላ ይዘው እየጨፈሩት ያሉት የባህል ሙዚቃ የየት ሀገር ባህልን ይወክላል?

ሰላም በምስሉ ላይ የምትመለከቱት ቅጠሉ አረንጓዴ፣ ፍሬው አረንጓዴ ውስጡ ቀይ የሆነ የሚበላ አትክልት እና ፍራፍሬ ምን ይባላል ?

በምስሉ ላይ የምትመለከቱት ህጻናት አናታቸው ሲቆስል የሚቀቡት፤ በሁሉም አካባቢ የሚገኝ እጽዋት ምን ይባላል?

ከላይ በምስሉ የምትመለከቱት አራት ጎማዎች ያሉት፣ ሰዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምባቸው ተሽከርካሪ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ከሳር የሚሰራ፣ በተለያዩ ቀለሞች ያጌጠ፣ እንጀራ ለማስቀመጥ የምንጠቀምበት የቤት ዉስጥ ቁሳቁስ ምን በመባል ይታወቃል?

ከላይ በምስሉ የምትመለከቱት ሰማያዊ መደብ ያለው እንድሁም የፋሲል ግንብን ተጠቅመው የሰሩት አርማ የየት ተቋም አርማ ነው?

ከላይ በምስሉ ላይ የምንመለከታቸዉ ሰዎችና ፖሊሶች ምን እያደረጉ ይመስላችኋል?

ከላይ በምስሉ ላይ የምትመለከቷቸው ለሰው ልጆች ወተት የሚሰጡ እንስሳዎች ናቸው። ስማቸው ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቷቸው ሰዎች ምን እየሰሩ ነው ? እንዲሁም የሚሰሩትን ስራ ምንን በመጠቀም ነው እየሰሩት ያሉት የትስ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት መሳሪያ የባህላዊ ህክምና መስጫ መሳሪያ ሲሆን ምን በመባል እንደሚጠራ ታውቃላችሁ?

ከላይ በምስሉ ላይ የምትመለከቱት ቀጭን ቅጠሎች ያሉት እንድሁም ቀይ ደቃቅ ፍሬዎች ያሉት ዕጽዋት ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቷቸው አራት ማዕዘን ሶስት ማዕዘን እንዲሁም ክብ ቅርፅ ያላቸው ለምግብነት የሚውሉ ምርቶች ምን ይባላሉ?

ከላይ በምስሉ ላይ የምትመለከቱት በላስቲክ የታሸገ ሽፋኑ ላይ የላም ምስል ያለበት የምን መጠጥ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት የቤት እንስሳት እንቁላል በመጣል ላይ ትገኛለች። ይቺ እንስሳት ምን ተብላ ትጠራለች?

ከላይ በምስሉ ላይ የምትመለከቱት ነጭ ቀሚስ ለብሰው አንገታቸው ላይ ለማጌጥ፣ ለመዋብ የሚያደርጉት ጌጣጌጥ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ስጋን በመጠቀም የተዘጋጀ የምግብ አይነት ሲሆን ምን ተብሎ ይጠራል?

ከላይ በምስሉ ላይ የምንመለከተው የመዝናኛ ቦታ በር ሲሆን የየት መዝናኛ ቦታ በር ነው? በየት ቦታስ ይይገኛል?

ከላይ የምትመለከቷት ወጣት ብዙ አይነት ሸቀጦችን ይዛ ምን እያደረገች ትገኛለች?

ይህ በምስሉ ላይየምታዩት የምግብ አይነት ምን ተብሎ ይጠራል? ከምንስ እናገኘዋለን? አበላሉስ እንዴት ነው?

ከላይ በምስሉ ላይ የምትመለከቱት የኢትዮጵያ ሃገር መሪ የነበረ፣ በጀማይካዎች ዘንድ እጅግ ተወዳጅነት ያለው ሰው ማን ይባላል?

ከላይ በምስሉ ላይ የምትመለከቱት እግሩ ከኋላ አጭር የሆነ፣ ሰዎችን የሚያጠቃ የዱር እንስሳ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት አራት ጎማ ያለው ፣ቢጫና ቀይ የሆነ፣ ሰዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት ተሽከርካሪ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከታቸው የክልል መሪዎች ዋንጫ ይዘው የምን ባዕልን እያከበሩ ይገኛሉ?

ከላይ በምስሉ ላይ የምትመለከቱት መጋዝን ውስጥ የሚገኘው አርሶ አደሮች እና በግብርና ላይ የተሰማሩ ባለሙያዎች እጽዋትን ለማብቀል የሚጠቀሙበት ነገር ምን ይባላል?

ከላይ በምስሉ ላይ የምትመለከቱት በረሃማ የሆነ ቦታ አልፎ አልፎ ዛፍ የሚበቅልባቸው ቁጥቋጧማ ቦታወች የሚኖር እንስሳ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቷቸዉ ብዛት ያላቸዉ ወጣቶች ቀይ ቁምጣ እና ቀይ ቲሸርት ለብሰዉ ምን እያደረጉ ይመስላችኋል?

ከላይ ከምስሉ ላይ የሚታዩት ሁለት ሴት እና ወንድ ሰዎች ከላይ ቆቦ ከጀርባ ካባ አድርገው የሚታዩት ምን እያደረጉ ይመስላቹሃል? የየትኛው ሃይማኖት ተከታዮች ናቸው?

ከላይ በምስሉ ላይ የምትመለከቱዋቸው ዉስጥ ወንድ ወጣቶች ተንበርክከው እጃቸዉን ወገባቸው ላይ አድርገው ምን እየሰሩ ይገኛሉ?

ከላይ በምስሉ ላይ የምትመለከቷት ወጣት ሴት የልጁን ጫማ በማጽዳት ላይ ትገኛለች። የስራው አይነት ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከታቸው አራት ሴቶችና አንድ ወንድ እየጻፉት ያሉት ነገር ምንድን ነው? ምንስ እየሰሩ ይገኛሉ?

ከላይ የምትመለከቱት ቂጣ ተፈርፍሮ እንዲሁም እንቁላል ተደርጎበት የምንመገበው ምግብ ምን ይባላል?

ከላይ በምስሉ ላይ የምትመለከቱት ጥቁር ሱፍ የለበሱ፣ ንጭና ጥቁር ሰዎች በወንበር ተቀምጠው ምን እያደረጉ ይመስላችኋል?

ከላይ በምስሉ የምትመለከቱት አራት እግር ያለው ቀለሙም ነጭ እና ቀይ የሆነ እንስሳ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምታዯቸው ሁለት ሴቶች ነጭ የባህል ልብስ ለብሰው እየተራመዱ የሚያሳዩት ትርኢት የምን ትርኢት ነው?

ከላይ በምስሉ ላይ የምትመለከቷቸው ሰዎች ተራራማ ቦታን ለእርሻ ዝግጁ እያደረጉ ያሉበት ሂደት የምን ሂደት ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ቤታችን ውስጥ የሚገኝ ድምፅ የሚያወጣ ምስልም የሚያሳይ ነገር ምን ተብሎ ይጠራል ?

ከላይ ከምስሉ ላይ የምትመለከቱት ስነ ስእል የማን ነው? በየትኛው ሃይማኖትስ የሚመለክ ይመስላችኋል?

ከላይ በምስሉ ላይ የምንመለከታቸው ሰዎች ጥቁር ልብስ ለብሰው በ አይናቸው እንባ እያወጡ የገለጹት ያሉ ነገር ምንድን ነው?

ከላይ በምስሉ ላይ የምትመለከቱት ኮፍያ ያደረገ ወጣት ማን ተብሎ ይጠራል? ስራዉስ ምን ይመስላችኋል?

ከላይ በምስሉ ላይ የምትመለከቷቸው አራት ሰዎች ፋብሪካ ውስጥ ተቀምጠው ምን እያመረቱ ይመስላችኋል?

ይህ በምስሉ ላይ የምትመለከቱት እውቁና ታዋቂው የሙዚቃ ሰው ማን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ሰዎች ምን እያደርጉ ይገኛሉ? እንዲሁም የተሸከሙት ነገር ምን ተብሎ ይጠራል?

ይህ በምስሉ ላይ የምትመለከቱት ጋሻ የያዘ፣ ችቦ ያለበት፣ መጽሃፍ እንዲሁም ስንዴ ያለበት የዩኒቨርሲቲ አርማ የየትኛው ዩኒቨርሲቲ አርማ ነው?

ከላይ በምስሉ ላይ የምትመለከቱት ብዛት ያላቸው ሰዎች አረንጓዴ ቲሸርት ለብሰው እንዲሁም ሸራ ጫማ አድርገው የትኛውን ስፖርት አይነት የሚሰሩ ይመስላችኋል?

ከላይ በምስሉ ላይ የምትመለከቷቸው ወጣቶች ጋቢ ለብሰው ዱላ ይዘው በእጃቸው እያጨበጨቡ ምንን እያደረጉ ይመስላችኋል?

ከላይ ምስሉ ላይ የምትመለከቷቸው ጥቁር፣ ዥንጉርጉር የሆነ ልብስ የለበሱ ፣ነጠላ የለበሱ ሰዎች ምን እያደረጉ ይገኛል?

ከላይ በምስሉ ላይ የምትመለከቷቸው ሰዎች በእጃቸው መሬት ላይ ያለውን አፈር እያነሱ ምን እያደረጉ ይገኛሉ?

ምስሉ ላይ የምንመለከተው ሴቶች ለማጌጥ የሚጠቀሙበት ጌጣጌጥ ምን ተብሎ ይጠራል?

ከላይ ምስሉ ላይ የምትመለከቱት ወንበር፣ ጠረጴዛ ያለው ሲሆን ሰዎቹ ቁጭ ብለው የሚዝናኑበት ቦታምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ወጣት ክሮቹን በእንጨት እየወረወረ ምን አይነት ስራ እየሰራ ይመስላችኋል?

ከላይ በምስሉ ላይ የምትመለከቷቸው ሰዎች ምን እያደረጉ ይገኛሉ? የምንስ በአልን እያከበሩ ይገኛሉ? የየትኛው ሃይማኖት ተከታይ ናቸው?

ከላይ በምስሉ ላይ የምትመለከተዋት የአዲስ አበባ ከተማ ከንቲባ ስሟ ማን ይባላል?

በምስሉ ላይ የምትመለከቱት ጥቁር መልክ ያለው እቃዎችን ለመያዝ ሴቶች የሚጠቀሙበት ነገር ምን ይባላል?

በምስሉ ላይ የምንመለከተው ቢጫ ፣ቀይ እንዲሁም ቢጫ እና መሀል ላይ ኮከብ ያለው የየትኛው ክልል ባንዲራ ነው?

ከላይ በምስሉ ላይ የምትመለከቶቸው ብዛት ያላቸው ሰዎች ምን አይነት ስራ እየሰሩ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት የምግብ አይነት ምንድን ነው? ከምንስ ይዘጋጃል? በየትኛው የሀገራችን ክፍል የሚዘወተር ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ጥቁር ቆብ ጥቁር ረጅም ቀሚስ የለበሰ እንዲሁም ረጅም ፂም ያለው የሃይማኖት መሪ የየትኛው ሃይማኖት መሪ ነው።

ከላይ በምስሉ ላይ የምንመለከታቸው ሁለቱ ሴቶች ምን አይነት ትርዒት እያሳዩ ይመስላችሁ። እንዲሁም ከጀርባ ያሉት ሰዎች ምን እያደረጉ ነው።

ከላይ በምስሉ ላይ እንደምትመለከቱት ሰዎች በከብት እና በትራክተር እያረሱ የሚያሳየው አርማ የምን አርማ ነው?

ይህ በምስሉ ላይ የምትመለከቱት ኪነህንጻ በድሮ ዘመን የተሰራ ቤተመንግሥት ሲሆን በየትኛው ቦታ ይገኛል?

ከላይ በምስሉ ላይ የምትመለከቷቸው ፎጣ የለበሱ ወጣት ወንዶች በትናንሽ ጎጆ ቤቶች አካባቢ ምን እያደረጉ ይገኛሉ። የየትኛው ሀይማኖት ተከታዮች ናቸው።

ከላይ በምስሉ ላይ የምትመለከታቸው ሁለት ወጣቶች ብዛት ያላቸው እንስሳቶችን ምን እያደረጉ ይገኛል።

ከላይ በምስሉ ላይ የምንመለከተው አረንጓዴ ሽፋን ያለው የአትክልትና ፍራፍሬ ውጤት ምን ተብሎ ይጠራል?

ከላይ የምትመለከቱት ማስታወቂያ የምን ማስታወቂያ ይመስላችኳል? የምን አገልግሎት የማሰጡ ይመስላችኳል?

ከላይ በምስሉ ላይ የምትመለከቱት ሁለት ሲኒዎች ውስጥ ያለ ጥቁር ቀለም ያለው ሰዎች በብዛት ዘና ለማለት የሚጠጡት ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ኢትዮጵያ ውስጥ የሚገኙ በመክትል ጠቅላይ ሚኒስትርነት ያገለግሉ የነበሩ ታዋቂ ሰው ማን ናቸው?

ከላይ በምስሉ ላይ የምትመለከቷቸው ሰዎች ጀለብያ ለብሰው ምን እያደረጉ ይገኛሉ? የየትኛው አይነት ሃይማኖት ተከታዮች ናቸው?

ከላይ በምስሉ ላይ እንደምታዩት ሀሰተኛ በሚል ፁህፍ ውስጥ የተፃፈ መፃህፍት የማን መፃፍ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ማርና ሎሚ ተጠቅመን የትኛውን በሽታ ለመከላከል ይጠቅመናል?

ከላይ በምስሉ ላይ የምትመለከቱት የግብርና ውጤት የሆነው ለምግብነት የሚያገለግለው ምርት ምን ይባላል?

ከላይ በምስሉ ላይ የምትመለከቱት ደብረብርሃን ሪፈራል ሆስፒታል የሚል ጽሑፍ ያለበት ተቋም የምን ተቋም ነው? ምን አይነት አገልግሎቶችን የሚሰጥ ይመስላችኋል?

ከላይ በምስሉ ላይ የምትመለከቱት ጥንታዊ የሆነ በድሮ አባቶቻችን የተገነባ በጎንደር ሀገር የሚገኝ የተፈጥሮ መስህብ ስሙ ማን ይባላል?

ከላይ በምስሉ ላይ የምትመለከቱት በአማራ ክልል አስተዳደር ሰራ የነበረ እንዲሁም ደግሞ የውጭ ጉዳይ ሚኒስትር የነበረ ታዋቂ መሪ ማን ይባላል?

ከላይ በምስሉ ላይ የምትመለከቷቸው ሰዎች ምን እያደረጉ ነው። የምንስ ሃይማኖት ተከታይ ይመስላችኋል? ሰዎችስ ምን ይባላሉ?

ከላይ በምስሉ ላይ የምትመለከቷቸው ብዛት ያላቸው ሰዎች በአንድ ቦታ ላይ ተሰብስበው ምን እያደረጉ ይመስላችኋል።

ከላይ በምስሉ ላይ የምትመለከቱት በብርጭቆ ያለ ወተት እንዲሁም ነጭ ሽንኩርት ተጨምሮበት የምንጠቀመው የትኛውን በሽታ ለመከላከል ይመስላችኋል?

ከላይ በምስሉ ላይ የምትመለከቷቸው ህግ አስከባሪዎች ምን ተብለው ይጠራሉ? ምንስ እያደረጉ ይገኛሉ?

ከላይ በምስሉ ላይ የምትመለከቱት ረጃጅም ቀንዶች ያሏት ፥ የዱር እንስሳ የሆነች፥ ሣራማ ወይም ቁጥቋጦ በሚባል ቦታ የምትገኝ ወይም በኢትዮጵያ ብቻ የምትገኝ እንሰሳት ምን ትባላለች?

ከላይ በምስሉ ላይ የምትመለከቷቸው ሴትና ወንድ ወጣቶች ነጭ ልብስ ለብሰው እጃቸውን እና ትክሻቸውን እያንቀሳቀሱት ያለው እየጨፈሩት ያለው የምን ጭፈራ ይባላል?

ከላይ በምስሉ ላይ የምንመለከታት ወጣት ምን እያደረገች ነው? እንድሁም የምትሰራው ስራ ምን በሚባል መሳሪያ እየሰራች ነው?

ከላይ በምስሉ ላይ የምትመለከቷቸው ሁለት ወጣቶች ከመኪና ስር ቁጭ ብለው ምን እየሰሩ ይመስላችኋል?

ገዋን ሰዎች ሲመረቁ የሚልብሱት ሲሆን ቅይ ያለው ደግሞ በ ማስተር ሲመረቁ የሚለብሱት ነው።

ይህ በምስሉ ላይ የምትመለከቱት ሰዎች ለመዝናናት እንዲሁም ምግብ ለመብላት መጠጥም ለመጠጣት የሚገቡበት ቦታ ምን ተብሎ ይጠራል?

ከላይ በፎቶ እንደምንመለከተው የቤት ወይም የዱር እንስሳ ውስጥ የሚመደቡ ሆኖ ላይኛው በድንጋይ ቅርፊት የተሰራ ሲሆን ሲራመድም በጣም በዝግታ ነው። እሱ ምንድን ነው?

ከላይ በምስሉ ላይ የምንመለከተው የአትክልትና ፍራፍሬ ዘሮች ውስጥ አረንጓዴ ከለር ያለው እጽዋት ወይም አትክልትና ፍራፍሬ ምን ተብሎ ይጠራል?

ከላይ በምስሉ የምትመለከቱት የማስታወቂያ ስራ ምንን ለማስተዋወቅ ተፈልጎ ይመስላችኋል?

ምስሉ ላይ የምንመለከተው መግባትና መውጣት የሚለውን መፅሀፍ የፃፈው ደራሲው ምንው?

ከላይ በምስሉ ላይ የምትመለከቱት ቀይ ቀለም ያለው ፍራፍሬ ለምግብነት የሚውል ፍራፍሬ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት ከአድማስ ባሻገር የሚል ርእስ የሚታወቀው የማን ድርሰት ይመስላችኋል?

ከለይ በምስሉ ላይ የምትመለከቱት ከእንጨት የሚሰራ እንድሁም ስድስት ክሮች ያሉት ለሙዚቃ መሳሪያነት የምንጠቀመው መሳሪያ ምን ይባላል?

ከላይ በምስሉ ላይ የምትመለከቱት ከገመድና ከብረት የተሰራ ከአንደኛው ተራራ ጫፍ ወደሌላኛው ተራራ ጫፍ እንድሁም ወንዞችን ለመሻገር የምንጠቀምበት ነው። ይህ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምንመለከተው ነጭ እና ጥቁር ቀለም ያለው የቤት ውስጥ ማስጌጫ እቃ ምን ይባላል?

ከላይ በምስሉ ላይ የምትመለከቷት አረንጓዴ ቀለም ያላት ክንፍ ያላት የምትበር የዱር እንስሳ ምን ተብላ ትጠራለች?

ከላይ በምስሉ ላይ የምትመለከቷቸው ሁለት ወጣቶች ወገባቸውን በእጆቻቸው ተያይዘው ምን አይነት ስፖርት እያካሄዱ ይገኛሉ?

ከላይ በምስሉ ላይ የምትመለከቱት ክብ ነገር በውስጡ ቀጫጭን ብረቶች ያሉው ሲነካ ድምፅ የሚያወጣ ነገር ምን ተብሎ ይጠራል?

ከላይ በምስሉ ላይ የምንመለከታቸው ሀለት ወጣት ቆንጆና ረጃጅም ሴቶች በምን እንቅስቃሴ እያደረጉ ይገኛሉ?

ከላይ በምስሉ ላይ የምንመለከተው የምግብ አዳራሽ ምማን በመባል ይታወቃል? የት አገርስ ይገኛል? መድረክ ላይ ያሉት ሰዎችስ ምን እያደረጉ ነው?

ከላይ በምስሉ የምትመለከቱት መፅሐፎች ያሉበት ሰዎች እውቀት ለማግኘት ለማንበብ የሚገቡበት ቦታ ምን ተብሎ ይጠራል?

ከላይ በምስሉ የምትመለከቱት መሬት ላይ የሚበቅል ከላይ አረንጓዴ ቅጠል ያለው ለምግብነት የሚውል ቀይ ነገር ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመልከቱት ቢጫ እና ጥቁር ቀለም ያለው አርማ የየትኛው ተቋም አርማ ነው።

ከላይ በምስሉ ላይ የምትመለከቷቸው ብዛት ያላቸው ሰዎች ነጭ ነጠላ ለብሰው ምን እያደረጉ ይገኛሉ? የየትኛውስ ሃይማኖት ተከታይ ናቸው?

ከላይ በምስሉ ላይ የምትመለከቷት ሴት ምን እያደረገች ትገኛለች ?

ከላይ በምስሉ ላይ የምትመለከቱት አረንጓዴ የሆነ እና ሰዎች እግር ኳስ የሚጫወቱበት ቦታ ምን ተብሎ ይጠራል?

ከላይ በምስሉ ላይ የምትመለከቱት የቤት እቃ ምን ተብሎ ይጠራል። ለምንስ አገልግሎት እንጠቀማዋለን? አጠቃቀሙስ እንዴት ነው?

ከላይ ከምስሉ ላይ የምትመለከቱት ሰማያዊ ነገር ያለው በውስጡ የሚገለጥ መጽሐፍ የሚመስል ምስል ያለው አርማ የምን አርማ ነው።

ከላይ በምስሉ ላይ የምትመለከቱአቸው የተለያዩ አይነት ቦርሳዎች እቃዎችን ለመያዝ የምንጠቀምባቸው ቦርሳዎች ከምን ከምን የተሰሩ ይመስላችኋል?